ባንዲራ እና መለያ ።ለምሳሌ አሁን የባህርዳር ዩኒቨርሲቲ ባንዲራውን እንዲሁም ደግሞ መለያውን ብናይ ከሌሎች ዩኒቨርሲቲ ራሱን ለየት ሚያደርገው እንዲሁም ደግሞ የራሱ የሆነ መለያ ነው ። ይህም ደግሞ በትምህርት ሚኒስቴር የተሰጠው የራሱ የሆነ መገለጫው ነው ብለን ልንወስድ እንችላለን ማለት ነው ።

መፅሀፍት፣ መፅሔት እና ጋዜጣዎች ስንል አሁን ለምሳሌ መፅሀፍቶች አንስተን ስናይ ትምህርታዊ መፅሀፍት የምንላቸዉ አሉ። እነዚህ ትምህርታዊ መፅሀፍት የምንላቸዉ እንግዲህ ከተለያዩ ቀደምት አባቶች የተሰበሰቡ አባባሎችን፣ እንዲሁም ደግም ታሪካዊ ፍልስፍናዎችን የምናገኝበት በጣም ትልቅ የሆነ መሰረታዊ እዉቀት የምናገኝበት የመፅሀፍት አይነት ነዉ።

የጽፈት መሳሪያ እቃዎች ከምንላቸው ምሳሌ ብዕርን መውሰድ እንችላለን። ብዕር ስንል እንግዲህ የተለያዩ አማራጭ ቀለሞችም በመሙላት በምንፈልገው አይነት የተለያዩ ቀለሞችን እየሞላን የምንጠቀምበት የጽፈት መሳሪያ ነው ማለት ነው።

ንግድ እና ግብይት ከምንላቸው ዉስጥ ለምሳሌ ብረታ-ብረት ንግድ ልንወስድ እንችላለን ይህም የተለያዩ የምስማር የቆርቆሮ እንዲሁም ለተለያዩ ህንጻ እና ለግንባታ የሚያገለግሉ የብረታ-በረት አይነቶች የሚሸጡበት የመገበያያ እይነት ነው።

ቤት እና መኖሪያ ቤት ። ለምሳሌ እንግዲህ ቤት ከምንለው መካከል አሁን መፀዳጃ ቤት መውሰድ እንችላለን ። መፀዳጃ ቤት ስንል እንግዲህ ራሳችንን ለመጠበቅ እንዲሁም ደግሞ የተለያዩ ነገሮችን ከራሳችን ለማስወገድ የምንጠቀባቸው የቤት አይነቶች ናቸው ።

ትምህርት ትምህርት እንግዲህ ለምሳሌ የአካውንቲንግ ትምህርት ብንወስድ ውስጥ አካውንቲንግ የተለያዩ ቁጥር ነክ ነገሮችን የምናገኝበት የትምህርት ዘርፍ ነው። ባንክ ውስጥ ሊሆን ይችላል፤ እንዲሁም ደግሞ የተለያዩ ድርጅቶች ውስጥ ሒሳብ ነክ የሆኑ ነገሮችን የምንሰራበት የትምህርት ዘርፍ ነው።

መሰረተ ልማት ከምንለው ውስጥ አሁን ለምሳሌ የእርከን ስራ መውሰድ እንችላለን። የእርከን ስራ እንግዲህ ዜጎችን ወይም ሕዝቦችን ከተለያየ የጎርፍ አደጋ ለመጠበቂያ የሚዘጋጅ የልማት አይነት ነው። ይህም በጣም አስፈላጊ ነው ተብሎ ይታሰባል።

መሰረታዊ አገልግሎት ከምንለው ውስጥ እንግዲህ የሰው ልጅ በጣም ሚያስፈልገው ምግብ ነው ።የሰው ልጅ እንግዲህ የቀን ተቀን ኑሮውን ለመኖር እንዲሁም ደግሞ ህይወቱን ለመግፋት ሲል በዋነኝነት ምግብ ያስፈልገዋል እናም ምግብ ካገኝ ህይወቱን በአግባቡ ለመምራት ያስችለዋል ማለት ነው ።

ምግብ እንግዲያው ለምሳሌ በደቡብ ክልል ውስጥ በአብዛኛው ማህበረሰብ የሚጠቀመው ቆጮ የሚባል ምግብ አለ። ይህም እንግዲህ ጉልበት በጣም ኃይል ሰጪ ከምንላቸው አንዱ ነው ።ይህንንም የምናገኘው እንግዲ ኮባ ብለን ከምንጠራው ዛፍ ስር ላይ የምናገኘው ምግብ እንደሆነ ግልጽ ነው።

የእንስሳት ህክምና የእንስሳት ህክምና የምንለው እንግዲህ ለእንስሳቶች ተብሎ የሚዘጋጅ ክምና ነው። ይህም እንግዲህ በባህላዊና በዘመናዊ መንገድ ሊሆን ይችላል ይህም እንግዲህ እንስሳቶችን በሽታዎች ለመከላከል ወይም ደግሞ የሆነ ጥቃት ከደረሰባቸው በኋላ ያንን ለመከላከል ብለን የምናደርገው ህክምና ነው።

የምግብ ባንኮች የምግብ ባንኮች እንግዲ ከስሙ እንደምንረዳው የተለያዩ ግብዓቶች አሉ እነዚያን ግብዓቶች በአንድ ላይ ሰብሰብ አድርገን የተለያዩ ጊዜ ለመጠቀም የምናከማችበት ሂደት ነው ማለት ነው። ይህም እንግዲህ በፈለግነው ጊዜ ከማንኛውም ቦታ ላይ አንስተን እንድንጠቀም ይረዳናል።

ስፖርት ። ስፖርት ከምንለው ለምሳሌ አሁን የገና ጨዋታን መውሰድ እንችላለን ። የገና ጨዋታ እንግዲህ ባህላዊ ጨዋታ ሲሆን ይህም እንግዲህ በማኅበረሰቡ ዘንድ ከድሮ ጀምሮ የነበረ ስርአት ሲሆን ይህም እንግዲህ ወጣቱ በስነስርአቱ ላይ በጣም ትልቅ የሆነ ፉክክርን የሚያሳይበት የስፖርታዊ ውድድር ነው ።

ባንዲራ እና መለያ ስንል እንግዲህ የሀገራችን ኢትዮጵያን ባንዲራ እና መለዮዋን ማየት እንችላለን ። ይህም ማለት እንግዲህ የማንነት መገለጫችን ፣ አባቶቻችን ከድሮ አንስቶ በጣም ብዙ መስዋዕትነት ከፍለው ያመጡት አደራችንም እንደሆነ የምንመለከትበት ወይም ደግሞ የምናይበት ነው ።

ምግብ ስናይ እንግዲህ ለምሳሌ ፓስታ መዉሰድ እንችላለን። ፓስታን ስናይ እንግዲህ የተለያዩ የሀገራችን አካብቢዎች ይጠቀሙታል። ይህም እንግዲህ በሁለት አማራጮ ቀርቦ እናገኘዋለን።

አትክልት እና ፍራፍሬ ከምንላቸው መካከል እንግዲህ ለምሳሌ አቦካዶን ብንወስድ ይህም እንግዲህ ለሰውነታችን ለጥንካሬ እንዲሁም ደግሞ የሰውነታችንን ለማጎልበት ስንል ከምንጠቀማቸው በጣም ተወዳጅ እና አስፈላጊ ከሚባሉት የአትክልት እና የፍራፍሬዎች ውስጥ አንዱ ነው ማለት ነው ።

የፅህፈት መሳሪያ እቃዎች ከምንላቸው ዉስጥ አሁን ለምሳሌ ደብተርን መውሰድ እንችላለን:: ደብተር እንግዲህ የተለያዩ መረጃዎችን ለማስፈር እንዲሁም ደግሞ እነዛን መረጃዎችን ለረጅም ጊዜ ካንድ ቦታ ወስነን ሳይጠፉብን ለማስቀመጥ የምንጠቀምበት የፅህፈት መሳሪያ ነው::

ከሱፐርማርኬት ምርቶች ከምንላቸው ውስጥ አሁን ለምሳሌ፦ ብስኩቶችን መውሰድ እንችላለን ፤ ብስኩቶች እንግዲህ በጣም አሪፍ እና ከተለያዩ ምርቶች የተዘጋጁ የብስኩት አይነቶችን የሚያጠቃልሉ ናቸው ። እነዚህም ደግሞ በጣም አሪፍ እና ለሰውነት ገንቢ የሆኑ የሱፐርማርኬት ምርቶች ናቸው ።

አርማ:- አርማ ስንል እንግዲህ የአንድ ነገር መገለጫ ማለት ነዉ። ለምሳሌ የዩኒቨርስቲዎችን አርማ አለ። ዩኒቨርስቲዎች አርማ እነሱን ማንነታቸዉን እራሳቸዉን የሚገልፅ ሆኖ የተዘጋጀና እና ለሚያዉቃቸዉ ሰዉ ደግሞ ተገቢዉን መረጃ የሚሰጥ ማለት ነዉ።

የጽፈት መሳሪያ እቃዎች ከምንላቸው ለምሳሌ አሁን እርሳሶችን መውሰድ እንችላለን። ይህም ደግሞ አንድን ነገር ወይም ደግሞ ስዕል ከመሳላችን በፊት የተለያዩ ቅድመ ጥንቃቄዎችን እንድናደርግ እንዲሁም ደግሞ ከተበላሹብን በቀላሉ ለማጥፋት የሚጠቅሙን የዕቃ ዐይነቶች ናቸው ማለት ነው።

የቤትና የቢሮ እቃዎች ከምንላቸው እንግዲህ ለምሳሌ አሁን የተለያዩ ወንበሮችን መጥቀስ እንችላለን። እነዚህም ወንበሮች ስንል ለሰራተኞች ሊሆን ይችላል ወይም ደግሞ የተለያዩ ከውጪ የሚመጡ ተስተናጋጆች ሊሆኑ ይችላሉ። እነሱን አቀባበል አድርገን እዛ አረፍ ብለው እንዲቆዩ ለማድረግ የምንጠቀምባቸው የዕቃ ዐይነቶች ናቸው።

አርማ ። አርማ ለምሳሌ የኢትዮጵያ ቡና እግር ኳስ ክለብ ብንወስድ የእነሱ አርማቸው ወይም ደግሞ መለያቸው የጀበና ምልክት ነች ። ያ ማለት እንግዲህ ማነኛውም ሰው የሚረደው ያ የጀበና ምልክት አርማ ካለ የኢትዮጵያ ቡድን ነው ወይም ደግሞ የኢትዮጵያ ቡና ቡድን እንደሆነ መረዳት እና ማወቅ ይችላል በቀላሉ ማለት ነው ።

እሽ እንግዲህ ከቤትና ከዱር እንስሳቶች ከምንላቸው ውስጥ ዋነኛውና አንደኛው በፍጥነቱ እንዲሁም በተለያዩ ነገሮች የምናውቀው የዱር እንስሳት አቦሸማኔ ነው ::ይህም በፍጥነቱ የተለያዩ አደናዎችን ለማድረግና ራሱን ለመጠበቅ የተለያዩ ምግቦችን ለማሟላት ሲል ይታወቅ በፍጥነቱ የሚታወቅ ዱር እንስሳት ነው

ጸጉር እንግዲህ ከጸጉር አይነቶች መካከል ለምሳሌ ከርዳዳ ጸጉር ይህ እንግዲህ ከርዳዳ ጸጉር የምንለው እንግዲህ በጣም ጠንካራ የሆነና በእጃችን ለራሱ ስንነካው ከባድ የሆነ ስሜትን የሚሰጥ የጸጉር አይነት ነው።

ንግድና ግብይት ለምሳሌ የቀንድ ከብቶችን መውሰድ እንችላለን ።የቀንድ ከብቶችን ከተለያዩ ቦታዎች ወደ ሌላ ቦታዎች በንግድ ወይም ደግሞ በግብይት መልክ ከአንድ ቦታ ወደ ሌላ ቦታ የምንወስድበት ወይም ደግሞ ዝውውር የምናደርግበት የምንመለከትበት ሂደት ነው።

ጌጣጌጥ ለምሳሌ አሁን እዚህ ጋር ሴቶች ጸጉራቸውን ሲተኮሱ ብናይ ማለት ምንድ ነው ጸጉራቸውን ከተፈጥሮ ይዘቱ ትንሽ ቀየር አድርገው በጣም ለስላሳ ወይም ደግሞ ሉጫ በሆነ መልኩ አምረው እና ተውበው የሚያሳይ ነገር ነው።

ስራ ከስራ መካከል ለምሳሌ እንግዲህ አሁን ነጋዴን መውሰድ እንችላለን ነጋዴ ስንል እንግዲህ የተለያዩ ምርቶችን በመግዛት እነዚያ ምርቶችን ወይም ሸቀጣሸቀጦችን ትርፍአማ በሆነ መልኩ ወደ ሌላ ቦታዎች ወይም ወደ ሌላ አካባቢ ዎች እያዘዋወረ የሚሸጥ የሰራተኛ አይነት ነው ::

አትክልት እና ፍራፍሬዎች ከምንላቸው ውስጥ ለምሳሌ ማንጎን መጥቀስ እንቺላለን። ማንጎ እንግዲህ በጣም ጣፋጭ ከሚባሉት ነገሮች አንዱ ነው። ይህም እንግዲህ በጭማቂ መልኩም ተዘጋጅቶ ለጁስነት እንጠቀምበታለን።

ስፖርት ላይ እንግዲህ የመናየው የመሰናክል ስፖርት ነው። የመሰናከል ስፖርት እንግዲህ ስንል ከሩጫ መካከል የተለያዩ መሰናክሎች አታዘጋጅተው እነዛን መሰናክሎች እንዴት ማለፍ እንዳለብን እንዳለብንና እንዳነካቸው እያሳየ የምንወዳደራቸው የስፖርትታዋ ሂደቶች ናቸው።

ስራ ስንል አሁን ለምሳሌ ወዝ አደርን መዉሰድ እንችላለን። ወዝ አደር ስንል እንግዲህ የተለያዩ ስርዎችን በላቡ እየሰራ፣ ሸክሞችን እየተሸከመ፣ የቀን ስርዎችን እየሰራ እና እየታዘዘ የሚተዳደር ሰው ነው ማለት ነው።

አትክልትና ፍራፍሬዎች ለምሳሌ እንግዲህ አትክልት ከምንለዉ ዉስጥ ካሮትን መዉሰድ እንላችለን። ካሮት ስናየዉ እንግዲህ ከተከልነዉ በኋላ የሚበቅለዉ ስሩን ወደ ታች ወደ መሬት እየሰደደ ነዉ። ካሮት እንግዲህ አብዛኛዉን ጊዜ ጣፋጭ በመባል ከሚታወቁ ምግቦች እንመድበዋለን ማለት ነዉ።

ግብርና ፦ ግብርና ውስጥ እንግዲህ የወተት አስተዋጽኦ አለው ። የወተት አስተዋጽኦ ስንል እንግዲህ የተለያዩ ላሞችን በመንከባከብ ፣ ለላሞች የተሻለ የሆነ እንክብካቤ በመስጠት የተለያዩ የወተት ውጤቶችን እንዲሁም የስጋ ውጤቶችን የምናገኝበት የግብርና ዘርፍ ነው ።

መጠጦች ስንል እንግዲህ ለምሳሌ አሁን ጠጅን መውሰድ እንችላለን ። ጠጅ እንግዲህ ባህላዊ ከምንላቸው መጠጦች ውስጥ አንዱ ነው ። ይህም እንግዲህ በጣም ተወዳጅ ነው ። አዘገጂጀቱን ስናይ እንግዲህ በጣም ከብዙ ነገሮች ሊዘጋጅ ይችላል ። በዋነኝነች ግን ጠጅ እና ማር በጣም አስፈላጊ ናቸው ። እነዚህን አይነት መጠጦች ለማዘጋጀት ።

ባንዲራ እና መለያ ስንል እንግዲህ የአንድ ነገር መገለጫ ነው ። ለምሳሌ አሁን የእግር ኳስ ቡድኖችን ብንመለከት የራሳቸው የሆነ ባንዲራ እንዲሁም የራሳቸው የሆነ መለዮ አላቸው ። ስለዚህ ማንኛውም ሰው እነዛን ነገሮች አይቶ በቀላሉ መረዳት ፣ መገንዘብ እንዲሁም ደግሞ ማወቅ ይችላል ማለት ነው ።

ቤትና መኖሪያ ቤት ስንል እንግዲህ አሁን ለምሳሌ ቪላ ቤቶች መጥቀስ እንችላለን ቪላ ቤቶች ለመኖሪያነት የሚያገለግሉ ለ ሃብቶች ወይም ደግሞ ገንዘብ ላላቸው ሰዎች በጣም ተመራጭ ናቸው ያ ማለት እንግዲህ በጣም ብዙ ሰዎችን አንድ ላይ መያዝ ይችላሉ መኪኖችን ለማቆም ይጠቅሙባቸዋል።

ማህበረሰብ እና ቤተሰብ ለምሳሌ የድሬደዋ ማህበረሰብ ብንመለከት ድሬ እንግዲህ የፍቅር ሀገር በማለት መጥቀስ እንችላለን። ይህ እንግዲህ ማህበረሰቡ ምን አይነት እንግዳ ተቀባይነት እንደሆነ የምንመለከትበት የማህበረሰብ ስርዓት የምናይበት ነዉ ማለት ነዉ።

ስፖርት:-ስፖርት ከምንላቸው ለምሳሌ የባህላዊ ስፖርት ብለን ከምንጠቅሰው ውስጥ የትግልን መውሰድ እንችላለን ትግል እንግዲህ የተለያዩ አካባቢዎች በባህላዊ መንገድ የሚደረግ ውድድር ሲሆን ይህም እንግዲህ በጣም ትልቅ የሆነ ጉልበት የሚጠይቅ ስፖርታዊ ዘርፍ ነው።

ስነ ህንፃና ግንባታ ለምሳሌ እንግዲህ ሆስፒታሎች መውሰድ እንችላለን ሆስፒታሎች እንግዲህ ለታካሚዎች በሚመጡበት ስዓት ለተሸከርካሪዎች ምቹ እንዲሆኑ ተደርገው የሚዘጋጅበትን ሂደት የምናመለክትበት እንዲሁም ደግሞ የምናይበት ሂደት ነው ማለት ::

ማሸኖች ማሽኖች ውስጥ አሁን ለምሳሌ፡-ጄኔሬተር መውሰድ እንችላለን ጄኔሬተር እንግዲህ የተለያዩ ኃይሎችን ከውስጡ በማውጣት፥ ለምሳሌ አሁን ወደ ገጠር አካባቢ ሰብሎችን እንዲሁም አትክልቶችን የተለያዩ ውሃ ለማጠጣት የምንጠቀምበት እንደ ሃይል በመግፋት የሚያገለግለን የማሽን አይነት ነው ማለት ነው።

ማህበረሰብና ቤተሰብ ለምሳሌ አሁን የአዊ ማህበረሰብ ወይም ደግሞ አዊ ዞን አካባቢ የሚገኘው ሰዎችን ብንጠቅስ አሁን ከዛ አካባቢ የሚገርም ወይም አስደሳች የሆነ የጭፈራ ወይም ያጨፋፈር ዘዴን የሚጠቀሙ ማህበረሰቦች ናቸው ::

ጥበብና ባህል ፦ ከነዚህ መካከል እንግዲህ የብራና ላይ ጽሁፎችን መመልከት እንችላለን ። እነዚህም እንግዲህ አባቶቻችን ከተለያዩ ዘመናት እስካሁን ድረስ ያቆዩልን መንገድ ነው ። ይህም ማለት የተለያዩ ነገሮችን ከትውልድ ትውልድ የምናስተላልፍበት ሂደት ነው ማለት ነው ።

ጉዞ ቱሪዝም እና ስደት ስንል አሁን ለምሳሌ የባህር ላይ ጉዞ ሊሆን ይችላል፤ የባሕር ላይ ጉዞ ስንል እንግዲህ በባህሮች ላይ ማህበር በጓደኞች እንዲሁም ደግሞ በቤተሰብ ተሰብስበን አንድ ላይ ሆነን ሰብሰብ ብለን የምናደርገው የጉዞ አይነት ወይም ደግሞ ሂደት ነው።

ተፈጥሮ እና አካባቢ እዚህ ጋር ስናይ ለምሳሌ ኤርታሌን ማየት እንችላለን። እንግዲህ ኤርታሌ ተፈጥሯዊ አቀማመጡ ምን ይመስላል ስንል በጣም ሞቃት እና የተለያዩ ከዉስጡ የሚወጡ የእሳት አይነቶች እንዳሉ የሚያሳይ በጣም አስገራሚ ተፈጥሯዊ አቀማመጥ እንዳለዉ የሚገልፅ ነዉ።

ስራ ለምሳሌ እንግዲህ አሁን የሸመና ስራን ብንወስድ የተለያዩ አልባሳትን አበሚያምር እና በሚያስገርም ዲዛይን እያዘጋጁ ማበረሰቡ አዕምሮ እና ተውቦ እንዲለይ የሚያደርጉ ይህም እንግዲህ የተለያዩ ጥጦችን በመጠቀም የሚያዘጋጁት የስራ አይነት ነው።

ሃይማኖታዊ ላይ እንግዲህ ለምሳሌ ስንመለከት እስልምና ብንወስድ ፤ በእስልምና ውስጥ እንግዲህ የተለያዩ እምነት ተከታዮች አሉት ያ ማለት እንግዲህ እምነቱን የሚከተሉት የተለያዩ ሰዎች አሉት። እነሱም እንግዲህ የሚማሩበት ወይም ደግሞ የሚገዙት በቁርአን ስርዓት ማለት ነው።

ሙዚቃ:-መዚቃ እንግዲህ ሌላው የጓደኛ ሙዚቃ ነው። የጓደኛ ሙዚቃ ስንል እንግዲህ ጓደኝነትን የሚገልፁ ጓደኝነትን ትውስታዎችን የሚያመለክቱ የሙዚቃ አይነቶች ናቸው። እነዚህም እንግዲህ ጓደኞቻችን ጋ ስላሳለፍናቸው ነገሮች ስላሳለፍናቸው ጥሩ እና መጥፎ ነገሮች የሚገልፁልን የሙዚቃ አይነቶች ናቸው።

መዋቢያዎች ወይም የዉበት መጠበቂያዎች ብለን ስንወስድ እንግዲህ ለምሳሌ የቅባት ምርቶች ብንወስድ እነዚህ ምርቶች እንግዲህ ለሰዉነታችን ወይም ደግሞ ለፀጉራችን ተብለዉ ራሳቸዉን የቻለዉ በመሆናቸዉ ይህም ዉበትን ለመጠበቅ በጣም አስፈላጊ ከሚባሉት መካከል አንዱ ነዉ።

ህግ አስከባሪ ለምሳሌ እንግዲህ ህግ አስከባሪ ከምንላቸው ውስጥ የትራፊክ ፖሊሶች ናቸው። የትራፊክ ፖሊስ እንግዲህ የተለያዩ ተሽከርካሪ አደጋዎች ለመቀነስ በተለያዩ አካባቢዎች ላይ ትልቅ ስራም እየሰሩ የሚገኙ የህግ አካላትን የሚያመላክቱ ናቸው።

ባህላዊ ህክምና:-ባህላዊ ህክም ከምንላቸው ውስጥ ለምሳሌ ውቅላት መጠገን ውቅላትን መጠገን ማለት እንግዲህ በተለያዩ አጋጣሚዎች ምክንያት አጥንቶቻችን ከሰውነታችን ጋር ሊላቀቁ ይችላሉ። እነዚያን እንግዲህ የተለያዩ እንጨቶችን በመጠቀም ከአንድ ላይ አጃጅተው የሚጠቀሙ ናቸው።

ማስተዋወቂያ ለምሳሌ እንግዲህ ጨረታ ማስታወቂያ ማረጋገጫ ሊወጣ ይችላል። ይሃ ማለት ጨረታ አስቀድሞ ተደርጎ ከሆነ ያ ጨረታ አሸናፊ ማን እንደሆነ የምንገልጽበት የማስታወቂያ ሂደት ነው ማለት ነው።

ምግብ፦ ምግብ ላይ አሁን ለምሳሌ እንጀራን መውሰድ እንችላለን። እንጀራ ሲብራራ እንግዲህ በአብዛኛው የኢትዮጵያ ህዝብ የሚመገበው የምግብ አይነት ነው። ይህም ደግሞ አብዛኛውን ጊዜ የማይሰለች አና ደግሞ ለሰው ልጅ ለሰውነት በጣም ጥንካሬን የሚሰጥ የምግብ አይነት ነው።

ፖለቲካ ስንል እንግዲህ ለምሳሌ አሁን የፖለቲካ መሪዎችን መግለፅ እንችላለን። ፖለቲካ መሪዎች ስንል እንግዲህ በአላቸው የፖለቲካ ስርዓት ወይም ደግሞ በአላቸው ፖለቲካዊ አቋም ላይ ይችሉናል ወይም ደግሞ የገዙናል ተብሎ የተመረጡ አካላት ናቸው።

አርማ አርማ ስንል እንግዲህ የአንድ ነገር መገለጫ ነው። ለምሳሌ እንግዲህ የኢትዮጵያን አርማ ብንመለከት አርማ ምንድነው ኮከብ ምልከት ነው ስለዚህ የኮከብ ምልክት ለኢትዮጵያ ወይም ደግሞ ለሃገራችን ትልቅ የሆነ መገለጫን የምናመለከትበት ነው።

ስነ-ህንፃ እና ግንባታ ለምሳሌ አሁን አንድ የኮምፕዩተር መጠገኛ ህንፃ ቢያስፈልገን ያንን ህንፃ እንግዲህ መሟላት ያለበት መስፈርቶችን የሚይዝ ነው ያ ማለት ደግሞ የተለያዩ የኮምፕዩተር ነክ እቃዎች እንዲሁም ደግሞ የእራሱ የሆነ ቤት ሙከራ እንደሚያስፈልገን የምናይበት ሒደት ነው።

ጌጣጌጥ ለምሳሌ እንግዲህ የተለያዩ ሰዐቶችን ማየት እንችላለን ።ያ ማለት እንግዲህ ወንዶችም ይሁን ሴቶች ከተለያዩ ያማራጭ ከወርቅ የተዘጋጁ ሊሆኑ ይችላሉ ፣ከዳይመንድ ያ ማለት ውድ ከሆነ ነገሮች ማለት ነው ።ከነዛ ነገሮች የተዘጋጁ ሊሆኑ ይችላሉ ።እነዚያን ነገር እንደ ማስዋቢያ ወይም ደግሞ እንደ ማጌጫ ይጠቀሟቸዋል።

የቤት እቃዎች የቤት እቃዋች ከምንላችሁ አሁን ለምሳሌ የቁም ሳጥንን መውሰድ እንችላለን ቁምሳጥን ስንል እንግዲህ የልጆች ሊሆን ይችላል የእናቴ አባት ወይም ደግሞ የቤተሰብ በጠቃላይ ሰብሰብ አድርገን የምናስቀመጥባቸው ከአንድ ቦታ ላይ አደራጅተን የምናስቀምጥባቸው የዕቃ አይነቶች ናቸው ማለት ነው።

ጉዞ ፥ቱሪዝምና ስደት ለምሳሌ እንግዲህ የሴሜን ተራራ ብሔራዊ ፓርክ ብንጠቀም የተለያዩ ቱሪስቶች የሀገር ውስጥ እንዲሁም ደግሞ የውጭ ሃገራት ጎብኚዎች ወደዛ በመምጣት የተለያዩ ገቢዎችን ለመሰብሰብ እና ደግሞ ለመጠቀም የምናገኝበት ሂደት ነው።

ትምህርት ትምህርት ስንል እንግዲህ አሁን ምሳሌ የግብርና ትምህርት ቤት የግብርና ትምህርት ስንል እንግዲህ ስለ ተለያዩ የሰብል አጠቃቀሞች እንዴት አድርገን ማህበረሰቡን መለወጥ እንችላለን የሚሉ በጣም ዘርፈብዙ ጥቅሞችን ያካተቱ ነገሮች የምንሰጥበት የትምህርት ክፍል ነው።

ኤሌክትሮኒክስ ኤሌክትሮኒክስ እንግዲ ብለን ከምንጠቅሳቸው ውስጥ ለምሳሌ አሁን የሞባይል ስልኮች መውሰድ እንችላለን። የሞባይል ስልኮች እንግዲህ ስናያቸው የኤሌክትሮኒክስ ውጤቶች ናቸው። እነዚህም እንግዲህ ህብረተሰቡን ከአንድ ቦታ ወደሌላ ቦታ ለማገናኘት የሚጠቅሙ የኤሌክትሮኒክስ እቃዎች ናቸው ብለን እንወስዳቸዋለን።

የመስኖ ስርዓቶች የመስኖ ስርዓቶች የምንላቸው እንግዲህ የተለያዩ የሰብል ምርቶችን በጓሯችን ሊሆን ይችላል እንዲሁም ደግሞ ለሰብል በተዘጋጀ ማሳ በተባለ ቦታ ላይ እነዛን በአንድ ቦታ ሰብሰብ አድርገን የምንከባከብበት እና የተሻለ ምርት የምናገኝበት ሂደት ነው ማለት ነው።

ሙዚቃ:-ሙዚቃ እኔ አሁን ለምሳሌ የትውስታ ሙዚቃ የምንላቸው አሉ። ወይንም ደግሞ የትዝታ የምንላቸው ያ ማለት ከዚህ በፊት የነበሩ ክስተቶችን ወይንም ሁኔታዎችን እንዲያስታውሰን ወይንም ደግሞ ያን ነገር አንዲገልፅልን የምናመለክትበት የሙዚቃ አይነት ነው።

ስራ ስራ ከምንለው ውስጥ እንግዲህ ለምሳሌ ውትድርና መውሰድ እንችላለን። ውትድርና ስንል እንግዲህ ለሀገር የሚከፈል ትልቅ መስዋዕትነት የሚያሳይ የስራ ዘርፍ ነው። ይህም እንግዲህ በማህበረሰቡ ዘንድ ትልቅ ተቀባይነት እና ትልቅ ግምት ያለው ነው።

የቤትና የቢሮ ዕቃዎች ከምንላቸው ውስጥ አሁን ለምሳሌ፡-በቤት ውስጥ የምንጠቀመው የኤሌክትሪክ ምጣድ መውሰድ እንችላለን ።የኤሌክትሪክ ምጣድ እንግዲህ ስናየው በጣም ዘርፈ ብዙ ጥቅም ይሰጣል። ይህም እንግዲህ እናቶች በእንጨት በጭስ ከሚሰቃዩ ያን ድካማቸውን ቀለል አድርገው ባጭር ጊዜ ስራቸውን እንዲጨርሱ የሚያደርግ ቴክኖሎጅ ነው።

ኤሌክትሮኒክስ:-ኤሌክትሮኒክስ እንግዲህ ለምሳሌ ጀረኔተርን ብንወስድ እንግዲህ ኤሌክትሮኒክስ ጀረኔተር ወስደን የተለያዩ ሀይሎችን እራሱ በማመንጨት መብራት ሲጠፉ ሊሆን ይችላል የተለያዩ ስልኮችን ቻርጅ ለማድረግ እንዲሁም ደግሞ የተለያዩ ስራዎችን ለማከናወን የሚጠቅመን ኤሌክትሮኒክስ አይነት ነው።

ሙዚቃ ፦ሙዚቃ ስንል አሁን ለምሳሌ የፍቅር ሙዚቃን ስንወስድ አንድ ሰው ለወደዳት ወይም ደግሞ አንድት ልጅ ለወደደችው ሰው ስሜቴን ይልጽልኛል ወይም ደግሞ ያን ነገር አንጸባርቆ ያሳይልኛል ብላ የምታስበውን ነገር ለዛ ሰው የምትጋብዝበት ሂደት ነው ወይም ደግሞ እሱ ወንድ ከሆነ ለሷ የሚጋብዝበት ሂደት ነው።

ፋሽን ፦ ፋሽን ስንል አሁን ለምሳሌ የልብስ ፋሽን ሊሆን ይችላል ። ያ ማለት አሁን ልብስን በማሳጠር ሊሆን ይችላል ፣ እንዲሁም ደግሞ ልብስን በመቁረጥ ፤ በማሳጠር የምናሳይበት የፋሽን ዘዴ ነው ማለት ነው ።

ትምህርት ። ትምህርት እንግዲህ ከትምህርት ውስጥ ለምሳሌ የማታ ትምህርትን መውሰድ እንችላለን የማታ ትምህርት እንግዲህ ከስሙ እንደምንረዳው ማታ ላይ የሚሰጥ የትምህርት ስርዓት ሲሆን ይህም እንግዲህ ቀን ላይ በተለያዩ ስራዎች ወይም ደግሞ በተለያዩ አጋጣሚዎች ምክንያት ያልተመቻቸው ሰዎች ማታ ላይ ትምህርታቸውን እንዲከታተሉ ተደርጎ የተዋቀረ የትምህርት ስርዓት ነው ።

ፖለቲካ ስንል እንግዲህ በሁለት ሀገሮች መካከል ሚደረግ አለመስማማትን የሚገልፅ ነው ። ያ ማለት እንግዲህ በሁለቱ መካከል ተመሳሳይ የሆነ ነገር ከፈለጉ ለዛ ነገር ሁለቱ የሚያደርጉት ውጥረት ወይም ደግሞ ሁለቱ የሚያሳድሩት ፍላጎት የሚያደርሳቸው የፖለቲካ ቀውስ ነው ።

የዱር እንስሳት ከስሙ እንደምንረዳው የዱር እንስሳት ማለት ከከተማ ወጣ ብለው በዱር የሚኖሩ እንስሳቶች ናቸው። እነዚህም እንግዲህ ኑራቸውን ወይም ህይወታቸዉን በጫካ ውስጥ በማድረግ ከሰው ልጅ ራቅ ብለው የሚኖሩ የእንስሳት አይነቶች ናቸው።

ጫማዎች፦ ጫማዎች ከምንላቸው አሁን ለምሳሌ ነጠላ ጫማ ለመውሰድ እንችላለን። ነጠላ ጫማዎች እንግዲህ የምንጠቀምባቸው አብዛኛውን ጊዜ ከቤት ውስጥ ለመንቀሳቀስ እንድሁም ደግሞ እግራችንን ለመታጠብ የምንጠቀምባቸው ቀለል ያሉ የጫማ አይነቶች ናቸው።

ፀጉር:- ፀጉር ላይ እንግዲህ ስንመለከት ለምሳሌ እራሰ በራ የምንለዉ አለ። እራሰ በራ ስንል ምን ማለት ነዉ? ፀጉሩ ከራሱ ላይ ከወደ ከግንባሩ ገባ ያለ ምልክትን ስንመለከት ያንን ሰዉ እራሰ በራ ነዉ ብለን መግለፅ እንችላለን ማለት ነዉ።

ቱሪዝምና ስደት ፡-ለምሳሌ አሁን የጦርነት ስደትን ብንወስድ ዜጎች ካካባቢያቸው በተለያዩ የጦርነት ችግሮች ምክንያት ከሚኖሩበት አካባቢ ቢለቁ ወደ ሌላ ቦታ የሚያደርጉት ፍልሰትን የሚያሳይ የስደት አይነት ነው ።ወይም የጦርነት ስደት ብለን እንጠራዋለን።

መሰረታዊ የአገልግሎት ከምንለው ውስጥ ለምሳሌ አሁን ትምህርት ቤት ነው ፤ ትምህርት ቤት ለሰው ልጅ እንደ አንድ መሰረት የሆነ ነገር ነው ፤ ምክንያቱም የሰው ልጅ ራሱን ለማሳደግ ወይም ደግሞ እራሱን ከፍተኛ ደረጃ ለማድረስ ትምህርት ያስፈልገዋል ፤ እና ከነዚህ ውስጥ ትምህርት ቤቶች በጣም ከፍተኛ ደረጃ እንዳላቸው መግለጽ እንችላለን።

ማሽኖች ፦ ማሽኖች እንግዲህ ከምንላቸው ውስጥ ለምሳሌ አሁን ፍሪጅን መውሰድ እንችላለን ። ፍሪጅ እንግዲህ ጥቅሙን ስናይ የተለያዩ መጠጦችን ሊሆኑ ይችላል እንዲሁም ደግሞ በሙቀት ምክንያት የሚበላሹ ምግቦችን ለማቀዝቀዝ የምንጠቀምበት በጣም ጠቃሚ ከምንላቸው የማሽን አይነቶች ውስጥ አንዱ ነው ።

"ጫማዎች ጫማዎች ያው ለምሳሌ በረባሶን ብንወስድ በረባሶ የሚባለው የጫማ ከተለያዩ የተሽከርካሪ ጎማዎች እንድሁም ደግሞ ወፍጮ ቤትላይ ከሚገኙ የተሽከርካሪ ነገሮች የምናገኘው ነገር ነው ።እንግዲህ እነዛን በመጠቀም የምንዘጋጀው የጫማ አይነት ነው።"

ቡና ቤቶችና መጠጥ ቤቶች፡- ቡና ቤቶችና መጠጥ ቤቶች አሁን ለምሳሌ ሳምቡሳን ብንወስድ ይህ እንግዲህ በጣም አሪፍ የሆነ ምግብ ነው፥ ቀለል ብሎን የምንመገበው ሊሆን ይችላል፥ ወይም ደግሞ ብቻውን ሊሆን ይችላል፥ በጣም ጣፋጭ ሆነ የምግብ ቤት ምግብ ነው ብለን እንወስደዋለን።

መዝናኛና መናፈሻ ከምንላቸው ውስጥ ደግሞ አሁን ለምሳሌ በባህር ዳር የሚገኝ የጣና ሆቴልን ብንመለከት በሀገራት ደረጃ በጣም በሚገርም መልካም ምድራዊ አቀመጥ ላይ የሚገኝና የተለያዩ ቱሪስቶችን ወይም የሀገር ውስጥ ጎብኚዎችን ሊሆን ይችላል የተለያዩ አቀባበል የሚያደርግ ነው።

ጌጣጌጥ ። ጌጣጌጥ ከምንላቸው ውስጥ ለምሳሌ አሁን አልባሳት ናቸው ። አልባሳት ግን ስንል የተለያዩ ባህላዊ ልብሶች አሉ ። ለምሳሌ አሁን የባህል ቀሚሶችን ብንወስድ አንስት ሴቶች አሁን አምረው ተውበው እና አሸብርቀው የምናይበት በጣም አስገራሚ የሆነ እይታን ምንጎበኝበት የጌጣጌጥ አይነት ነው ።

መጠጦች እንግዲህ መጠጦችው ከምንላቸው ውስጥ አሁን ለምሳሌ ውሃን መውሰድ እንችላለን ውሃን ስናየው እንግዲህ ከሌሎች ኬሚካል ነገሮች ጣልቃ ዉጭ የሆነ ተፈጥሮዊ ይዘቱን ወይም ደግሞ ያለው ጥራቱን የጠበቀ ለሰው ልጅ በጣም ተስማሚና ጤንነቱን የሚያረጋግጥ የመጠጥ አይነት ነው ::

ማስታወቂያ ከምንላቸው ነገሮች ውስጥ እንግዲህ አንዱ የስራ ማስታወቂያን መውሰድ እንችላለን። ይህም የተለያዩ ስራ ፈላጊዎችኝ ለማሳተፍ ወይም ደግሞ እነሱን አካቶ እንሱ ሚፈልጉትን ነገር ለማድረግ እነሱ መስፈርቱን የሚያሟሉ ከሆኑ በዛ መስፈርት ተወዳድረው ገብተው እንዲወዳደሩ የሚያሳይ ነው ።

እፅዋት፦ ከእፅዋት መካከል አሁን ለምሳሌ ፅድን መውሰድ እንችላለን። ፅድን ስናየው እንግዲህ አብዛኛውን ጊዜ በደጋ አካባቢዎች የሚገኝ የእፅዋት አይነት ነው። ይህም እንግዲህ ለማገዶነት ከዚያም በተጨማሪ በተለያዩ ቅርፃ-ቅርፆች በማሽን በመጠቀም ለአልጋ ወይንም ደግሞ ለጣውላ ቤቶች የምንጠቀምበት የእፅዋት አይነት ነው።

ጥበብ እና ባህል እንግዲህ አሁን ለምሳሌ አንጥረኛዎችን ብናይ እንግዲህ የተለያዩ ብረቶችን በመቀጥቀጥ ፣ የተለያዩ ቁሳቁሶችን ለመስራት የሚጠቀሙ እንዲሁም ደግሞ የእነሱን ጥበብ ምን ያህል እንደሆነና አድናቆትን ለመግለፅ የምናሳይበት ሂደትን የሚያመላክት ነው ።

ዕጽዋት፦ ዕጽዋት ከምንላቸው መካከል እንግዲህ ለምሳሌ አሁን ባህርዛፍን መውሰድ እንችላለን። ባህርዛፍ እንግዲህ በጣም የተለያዩ ወይም ደግሞ ዘርፈ ብዙ ጥቅሞች ያሉት ሲሆን ይህም እንግዲህ ለማገዶነት፣ እንድሁም ደግሞ የተለያዩ ቤቶችን ለመስራት የሚያገለግለን በጣም ጠቃሚ የሆነ የእጽዋት አይነት ነው።

ማስጌጥ ስልን እንግዲህ ለምሳሌ እንግዲህ በመኖሪያ ቤታችን ወይም ደግሞ በምንሰራበት ድርጅት ዉስጥ የተለያዩ ስዕሎችን መሳል በተለያየ ቀለም አስዉበን እና አሳምረን የምናስቀምጥበት ሂደትን የሚያመላክት የማስጌጫ ሂደት ነዉ።

ግብርና ግብርና ውስጥ አሁን ለምሳሌ የዶሮ እርባታ ብንመለከት የዶሮ እርባታ እንግዲህ በጣም ትርፋማ አዋጭ ከሚያደርጉ ስራዎች መካከል ዶሮዎችን በአንድ ቦታ አድርገን ጥሪዎችና ምግቦችን እያዘጋጀን የመናቀርብበት ሂደት ነው።

ተፈጥሮና አካባቢ ለምሳሌ እንግዲህ የስሜን ተራራዎች ብሔራዊ ፓርክ መውሰድ እንችላለን ። ይህም እንግዲህ የተለያዩ ብርቅዬ እንስሳቶችን በውስጡ ይይዛል። ይህ እንግዲህ ለየት የሚያደርገው በኢትዮጵያ ውስጥ የሚገኙ ብቸኛ የሆነውን የዋሊያ አይቤክስ መያዙ ነው ማለት ነው።

መዋቢያዋች ወይም ደሞ የውበት መጠበቂያዋች ከምንላቻ ውስጥ ለምሳሌ፤ አሁን የጸጉር ማበጠሪያ መውስድ እንችላለን ።ይህም እንግዲህ በሴቶችም ወይም ደሞ በወንዶችም ዘንድ በሁለቱም ተጠቃሚ የሚያደርግ ነው። ይህም ወንዶች ለ ጎፈሬ ለመንቀስ ይጠቀሙበታል። ሴቶች ደሞ ጸጉራቸውን ለማሲያዝ መጀመሪያ ለማደራጀት ይጠቅማቸዋል።

መጽሃፍት መጽሄት እና ጋዜጣዎች ከምንላቸው ውስጥ ለምሳሌ አሁን ክቡር ድንጋይ የሚለውን የይስማእከ ወርቁን መጽሐፍ ብናይ በጣም አሪፍ የሆነ ሃገራዊ ታሪኮችን የምናውቅበት እንዲሁም ደግሞ የምንማርበት የመጽሐፍ አይነት ነው።

መሰረተ ልማት እንግዲህ ስንል የህዝቦችን ኑሮ ለማስተካከል ወይም ደግሞ የህዝቦችን ጉድለት ለመሙላት ስንል የምንጠቀምበት ነው ።ከእነዚህም መካከል ውስጥ እንግዲህ ድልድይ መውሰድ እንችላለን። ይህም ሰዎች ከአንድ ቦታ ወደሌላ ቦታ ሲጓጓዙ የተለያዩ ነገሮች ወይም ደግሞ ችግሮች እንዳይጋጥሟቸው የምንገነባው የልማት አይነት ነው ማለት ነው።

የፅህፈት መሳሪያ እቃዎች ከምንላቸው መካከል ወረቀቶችን መውሰድ እንችላለን ።እንግዲህ ወረቀት የተለያዩ ቅርጻ ቅርጾችን ለመስራት ፣ስዕላስዕሎችን ለመሳል እንዲሁም ደግሞ የተለያዩ መረጃዎችን ለመፃፍ የምንጠቀምባቸው የፅህፈት መሳሪያ ናቸው ብለን መውሰድ እንችላለን ማለት ነው ።

የሱፐር ማርኬት ምርቶች፦ የሱፐር ማርኬት ምርቶች እንግድህ ከምግባችን መካከል ዘይትን መውሰድ እንችላለን ዘይት እንግድህ የተለያዩ ምግቦችን ለማዘጋጀት ስንል ለማጣፈጫ የምንጠቀምበት የሱፐር ማርኬት ውጤት ነው። ይህም እንግድህ ለጤንነትም ቢሆን ተስማሚና አሪፍ ከሚባሉት ነገሮች ውስት አንዱ ነው።

ማሽኖች:- ማሽኖች ከምንላቸዉ ዉስጥ አሁን ለምሳሌ ግራይንደር የምንለዉ አለ። ግራይንደር የምንለዉ ማሽን የተለያዩ ነገሮችን ለመቆራረጥ ብረቶች ሊሆን ይችላል። እንዲሁም ደግሞ በእጃችን ለመቁረጥ የሚያስቸግሩ የተለያዩ ጣዉላዎች ሊሆኑ ይችላሉ እነሱን መቆራረጥ እና በሚፈለገዉ አይነት ቅርፅ ለማስቀመጥ የሚረዳን የማሽን አይነት ነዉ።

ስደት፦ ስደትን እንግዲህ ብለን ስናስበው ከስሙ እንደምንረዳው በጣም አስቀያሚ የሆነ ነገር ነው ከመጀመሪያው ሰዎች የተሻለ ህይወት እናገኛለን ወይም ደግሞ የተሻለ ነገር እናገኛለን ብለው በማሰብ ከአንድ ቦታ ለቀው ወደ ሌላ ቦታ የሚያደርጉበት ሂደት እንደሆነ የሚያሳይ ነው።

ቡና ቤቶች እና ምግብ ቤቶች ስንል እንግዲህ አሁን ለምሳሌ ቡና ቤቶችን ብንወስድ ቡና ቤቶች ካልን ለምሳሌ ቡና ይሸጥባቸዋል። ይህ እንግዲህ ቡና ስናየው በሀገራችን ኢትዮጵያ በጣም በብዙ ቤቶች እና በጣም በብዙ አካባቡዎች ተዘውትሮ የሚጠጣ የመጠጥ አይነት እንደሆነ የሚያሳይ ነው።

ስነ ህንጻ እና ግንባታ ምሳሌ የስደተኞች ማቆያ ተብሎ የሚዘጋጅ ወይንም ደግሞ የሚገነቢ ቦታዎችን ማየት እንችላለን ማለትም ስደተኞች በተለያየ ምክንያት ከተለያዩ ተፈናቅለው መጥተው እንደ መጠለያ የሚቀመጡባቸው ቦታዎች ማለት ነው።

ታዋቂ መሪዎች አባቶች ስንል እንግዲህ ለምሳሌ ዳግማዊ አጼ ሚኒሊክን መውሰድ እንችላለን። ይኽም እንግዲህ ለሃገር አንድነት ሲሉ ህዝቡን አዋጅ ጠርተው ለሃገራቸው ዘብ የቆሙ ትልቅ አባት ናቸው ይሀም ደግሞ ታሪካቸው እስከመቼም ሚረሳ እና ሊዘነጋ የማይችል ነው።

አግሮ ኬሚካሎች እንግዲህ በተለያዩ የግብርና ምርቶች ውስጥ የምንጠቀማቸው ናቸው ፀረ አረም ፀረ ተባይ የተለያየ የኬሚካል አይነቶች አሉ እነዚህ እንግዲህ ሰብል ከተለያዩ በሽታዎች ለማዳን የምንጠቀምበት ስርዓት ነው።

የእንስሳት እርባታ :የእንስሳት እርባታ ማለት እንግዲ ምንድን ነዉ የተለያዩ እንስሳወች አሉ የነሱን ዘር ለማቆየት የነሱን ዘር ለመተካት ስንል የምንጠቀምበት የእርባታ ሂደት ነዉ። ይኸም እንግዲ የተለያዩ እንስሳቶችን የነሱን ዝርያ በመዉሰድ ከሌላዉ ጋር የምናዳቅልበት ሂደት ነዉ

የደን ልማት የደን ልማት ለምሳሌ እንግዲህ የተለያዩ የልማት ስራዎች አሉ፤ ለምሳሌ ዛፍ መትከል ሊሆን ይችላል። የዛፍ አይነቶች ውስጥ እንግዲህ ፅድ፣ ባህርዛፍ፣ የተለያዩ ሀገር በቀልና የውጭ ሃገር እፅዋቶችን እየሰበሰብን አንድን አካባቢ አረንጓዴ አሻራ ለማድረግ የምንጠቀምበት ሂደት ነው።

ሆርቲካልቸር ማለት እንግዲህ ስለ አበባ ምርት የሚያጠና ዝርፍ ነው። እንግዲህ እንዴት አበባዎችን ማሳደግኩታል የተሻለ ይችላሉ የሚለውን ነገር ጥሩ የሳይንስ ዘርፍ ይችላሉ።

አቦ ሸማኔ ይህ እንስሳ ከሌሎች ለየት የሚያደርገው በጣም ፈጣን እና ደግሞ ራሱን ለመጠበቅ ሲል የተለያዩ ቦታዎችን አቋርጦ እስከመሄደሰ ድረስ የሚደርስ የእንስሳ አይነት ነው ብለን መውሰድ እንችላለን። ይህም ከሌሎች እንስሳት ልዩ እና ኩሩ ያደርገዋል።

የዱር እንስሳት ከዱር እንስሳት መካከል ቀበሮን መውሰድ እንችላለን ቀበሮን ስናየው በኢትዮጵያ አብዛኛው በሰሜን ተራሮች በብዛት የሚገኝ እንስሳ ነው። ይህም እንግዲህ ከሌሎች እንስሳት አስተዋይ እና ብልጥ ከሚባሉት እንስሳቶች መካከል አንዱ ነው ማለት ነው።

የእርሻ ማሽኖች : የእርሻ ማሽኖች እምንላቸዉ እንግዲ በተለያዩ የእርሻ ስራወች የሚያገለግሉ የማሽን አይነቶች ናቸዉ። ከነዚህም መካከል አካፋ ዶማ እንዲሁም በዘመናዊ ስናይ እንደ ትራክተር መሳሪያወችን በመጠቀም አንድን እርሻ ማልማት እንችላለን።

የዱር እንሰሳት በዚህ ምድብ ውስጥ እንግዲህ ለምሳሌ አሁን ቀበሮና ዋልያ መጥቀስ እንችላለን ቀበሮና እንግዲህ አብዛኛውን ጊዜ በሰሜን ተራሮች ብሔራዊ ፓርክ የመናቸው የእንስሳት አይነቶች ናቸው እነሱን እንዲጎበኞ ናቸው።

ገበሬዎች ገበሬዎች ማለት እንግዲህ የተለያዩ የሰብል ምርቶችን በመውሰድ እነዚያን በመንከባከብ ያ ማለት ከመጀመሪያው ጀምሮ እስከ መጨረሻው ደረጃ ከቤት እስኪገቡ ድረስ ያሉትን ስርዓቶች በመቆጣጠር እንዲሁም ደግሞ የተለያዩ ነገሮችን በማድረግ የሚሰሩ የሀገር ባለውለታዎች ናቸው።

ከዱር እንስሳት አንበሳን መውሰድ እንችላለን አንበሳ እንግዲህ በጉልበቱ እና በአስተሳሰብም ከሁሉ እንስሳቶች በጣም ሀይለኛ ከሚባሉት ውስጥ አንዱ ነው። ይህም እንግዲህ በጫካ ውስጥ አስፈሪ እና የበላይ ከሚያደርጉት ነገሮች አንዱ ነው ቦለን መውሰድ እና መሰየም እንችላለን ማለት ነው።